ይሀ ደሞ ባህላዊ ጭፈራ ነው። አገው አካባቢ የሚደረግ።

ይህ ምስል የሚያሳየው ከሸክላ የሚሰራ የሸክላ ድስት ምስል ነው።

አንዷት አንስት ስትወቃ እሚያሳይ ነዉ። ህፃናዋ ደሞ አብራ አለች!

ኡስታዞች ተሰብስበው ሲመካከሩ የሚያሳይ ምስል ሲሆን ፤ ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከላቸው ይገኛሉ።

ይህ የምናየዉ እንዱስትሪ አካባቢ ያለ ነገር ነው፣ እና መኪና ነው እንዱስትሪ ዉስጥ የሚሰሩ ነገሮችን ነው።

ይህ ደግሞ የሚያሳየን መልክአ ምድሩን ሀገራችን ኢትዮጵያ እጅግ የተዋበች እንደሆነች የሚያሳይ መልክአ ምድር ነው።

ይህ ደግሞ ዳቦ ቤቶች አካባቢ ነው። ኬኮች ምናምን የመሳሰሉ አይነት ነገሮች የሚሸጡበት

ይህ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሊቃውንቶችዋ አማካኝነት ያሬዳዊ ዜማ

ማጉረስ ባህላችን መረዳዳት እሴታችን የተሰኘ ሎጎ ይሄ ደግሞ የሚያሳየው።

ይህ ደግሞ ሀብታም ቤቶች አካባቢ የሚገኝ ሶፋና መቀመጫ ወንበሮች

ይህ ምስል ደግሞ የሚያሳየን ማለት ነዉ ኢትዮጵያ ዉስጥ አሉ ከምንላቸዉ ቅርሶቻችን መካከል የሆነዉ የላሊበላ ሀዉልት ከላይ ሆኖ የተነሳ ምስል ነዉ። የላሊበላ ሀዉልት ቅርሳችን ከምንለዉ ከምናደንቃቸዉ ቅርሶች መካከል አንዱ እና ዋነኛዉ ነዉ።

ይሄ ደግሞ አገራችን ውስጥ ካሉ ትልልቅ የሪልስቴት አልሚዎች መካከል የሚመደብ ነው።

ሀገራችን ውስጥ ካሉ ክልሎች መካከል የጋምቤላ ክልል መለያ ባንድራው ነው ማለት ነው ይሄ ደግሞ።

ስብሃት ገብረ እግዚአብሄር ከጻፏቸው መጽሐፎች መካከል የህይወት ክህሎት የሚለው መጽሀፍ አንዱ ነው ። እንደምናውቀው ጋሽ ስብሃት ኢትዮጵያ ውስጥ ቀደምት እና እውቅ እንዲሁም ደግሞ ከጥበብ ሰዎች መካከል ተለቅ ያሉ ።